የሰው ልጅ በህይወት ለመኖር ሲል የሚፈልጋቸው ዋና ዋና ነገሮች ምን ተብለው ይጠራሉ?

ይህ በስክሪኑ ላይ የምትመለከቱት ይህ የፅሁፍ መረጃ ወይም በፅሁፍ መልክ በወረቀት መልክ የማስተላለፍ የምናስተላልፍበት ምን ተብሎ ይጠራል?

ይህ የምትመለከቱት መናፈሻ ቡና ለመጠጣት ምግብ ለመብላት እና የተለያዩ አገልግሎቶችን ለመጠቀም የምንሄድበት ቦታ ወይም የምንጠቀምበት ቦታ ምን ተብሎ ይጠራል?

እነዚህ የምትመለከቷቸው ታዳጊዎች ነገ ሀገራቸውንና እራሳቸውን ለመጥቀም ሲሉ ብዙ ምርምር እያደረጉ የሚገኙበት የስራ ዘርፍ ምን ተብሎ ይጠራል?

ይህ በስክሪኑ ላይ የምትመለከቱት ሰዉየ ወይም ወጣት ምን ለማሳየት እየሞከረ ነዉ? የባህል ልብስ ለብሶ?

ይህ በስክሪኑ ላይ የምንመለከተው ወጣቶች ሌት ከቀን ላፍቶ የሰውነት እንቅስቃሴን ለማዳበር የሚሰሩት እንቅስቃሴ ምን ተብሎ ይጠራል?

ይህ በምስሉ ላይ የምትመለከቱት የተለያዩ አይነት ቅጠል፣ ያለው እና የተለያየ አይነት ቅርንጫፍ ፣ የተለያዩ አይነት ዘር ያለው ነገር ምን ተብሎ ይጠራል?

እነዚህ በስክሪኑ ላይ የምትመለከቷቸው ቀይ ሱሪዎች ከላይ ደግሞ ነጫጭ ሹራቦችን ለብሰው ራሳቸውን እያነቃቁ እንዲሁም ህዝብን እያነቃቁ ያሉ አካላት ምን ተብለው ይጠራሉ?

ይህ በስክሪኑ ላይ የምትመለከቱት ቅጠል ያለው እፅዋት ፍሬው ደግሞ ሚጣፍጥ ሚበላ ።ይህ እፅዋት ከየትኛው ከየትኛው ዘር ይመደባል?

ይህ በስክሪኑ ላይ የምትመለከቱት ዘመናዊ ኤሌክትሪክ ስቶቭ በቤት ዉስጥ የሚገኝ። ይህ ቁስ ምን ተብሎ ይጠራል?

ይህ የምትመለከቱት አንድን ነገር የማሳመር ወይም የማስዋብ ሥራ ምን ተብሎ ይጠራል?

ይህ የምትመለከቱት ከአራቱ መሰረታዊ ፍላጎቶች ዉስጥ አንዱ የሆነው ፤ ይህ የምትመለከቱት ምን ተብሎ ይጠራል?

ይህ በምስሉ ላይ የምትመለከቱት እቃ ምንን ለማስተዋወቅ የተሰራ እቃ ነው? ይህ እቃ የተሰራው ያ ሰው ምን ስላለው ነው?

ይህ በእስክሪኑ ላይ ላይ የምትመለከቱት ጥቁር ነገር ወይም የራስ ቅልን ለመሸፈን ወይም ለማጌጥ የተሰራ ነገር የአካል ክፍላችን ምን ተብሎ ይጠራል?

ይህ በምስሉ ላይ የምትመለከቱት ይህ ከአራቱ መሰረታዊ የሰው ልጅ ፍላጎቶች ውስጥ አንዱ እና ዋነኛው የሆነው ሰው ለመኖር ሲል የሚጠቀመው ነገር ምን ይባላል?

ይህ በስክሪኑ ላይ የምትመለከቱት ይህ ብዙ ፍሬ ያለው ቅጠል ያለው ግንድ ያለው ስር ያለው ህይወት ያለው ነገር የማይንቀሳቀስ የማይንቀሳቀስ ከቦታ ቦታ ማንቀሳቀስ ምን ተብሎ ይጠራል?

ይህ በስክሪኑ ላይ የምትመለከቱት ይህ ቆዳን ለመሸፈን የተፈጠረ ጥቁር ራስን ለማስዋብ የምንጠቀምበት ይህ የአካል ክፍል ምን ይባላል? የራስ ቅል ላይ የሚገኝ የአካል ክፍል ምን ይባላል?

ይህ በስክሪኑ ላይ የምትመለከቱት ይህ በአማራ ቲቪ የሚተላለፍ ፕሮግራም የምን ፕሮግራም ተብሎ ይጠራል ?

እነዚህ በስክሪኑ ላይ የምትመለከቷቸው ሰዎች ነጫጭ ቁምጣዎች እና ሼሚዚዎች ነጫጭ ሸበጦች ጫማዎች ለብሰው ምን እየሰሩ ይገኛሉ?

ይህ በምስሉ ላይ የምትመለከቱት ውብና ማራኪ ቦታ ሰዎች ለመዝናናት እና ለመናፈስ የሚመጡበት ቦታ ነው? ወይስ አይደለም ?

ይህ መስከሬኑ ላይ የምታዩት ይህ የሚያምር ቆንጆ ቦታ ቡና ለመጠጣት ምግብ ለመብላት የተለያዩ አገልግሎቶችን ለመጠቀም የሚያገለግል ቦታ ምን ተብሎ ይጠራል?

እኒህ በስክሪኑ የምትመለከቷቸው በጠርሙስ ውስጥ የሚገኙ ፈሳሽ አልኮሎች ምን ተብለው ይጠራሉ? ወይም ፈሳሾች በጠርሙስ ውስጥ ያሉ ፈሳሾች ምን ተብለው ይጠራሉ?

በቤት ውስጥ የሚገኙ ለተለያዩ አገልግሎቶችና ተግባራቶች የምንጠቀምባቸው ቁሶች የምን ቁሶች ወይም ምን ተብለው ይጠራሉ።

ይህ በስክሪኑ ላይ የምትመለከቱት የውሃ ገንዳ ያለበት የሰዎች መተኛ ቦታ ያለበት ይህ ቦታ ለምን የተዘጋጀ ቦታ ነው?

ምስሉ ላይ የምንመለከተው ከየትኛው የእፅዋት አይነት ይመደባል?

እነዚህ በስክሪኑ ላይ የምትመለከታቸው እነዚህ ቁሶች በቤት ውስጥ የሚገኙ ለተለያዩ አገልግሎቶች የሚውሉ እነዚህ ቁሶች ምን ተብለው ይጠራሉ?

ይህ በስክሪኑ ላይ የምንመለከተው ይህ ቁስ አካል ሴቶችን ወይም ወንዶችን ማንኛውንም ሰው ለማሳመር ወይም የምንጠቀምበት ምን ተብሎ ይጠራል?

ይህ በስክሪኑ ላይ የምትመለከቱት ይህ ወጣት እራሱን እና ማህበረሰቡን በምን በምን መንገድ እያዝናና እና መንፈስን እያደሰ ይገኛል?

በስክሪኑ ላይ የምትመለከቱት ይህ ወጣት ኑሮን ደፋ ቀና ብሎ መስዋዕት ከፍሎ ነገን የተሻለ ኑሮ እኖራለሁ ብሎ ምን እያደረገ ይገኛል?

ይች በስክሪኑ ላይ የምትመለከቷት ይች ወጣት ሴት ነጭ ቀሚስ ከታች ነጭ ጫማ አርጋ ለየት ብላ ምንን ለማሳየት ወይም ምንን ለማሳወቅ እየሞከረች ነው?

አንድ ሰው በህይወት ለመኖር ሲል ከአራቱ መሰረታዊ ፍላጎቶች መካከል አንዱ የሆነው ፥ ማንኛውም ሰው በህይወት ለመኖር ሲል የሚያደርገው የሚመገበው ነገር ምን ተብሎ ይጠራል?

ይቺ በምስሉ ላይ የምትመለከቷት ይቺ ወጣት ሴት ነጭ ቀሚስ ለብሳ፤ መቀነት አስራ ከሰዎች ትኩረት ተሰጧት የምታሳየው ነገር ምን ተብሎ ይጠራል።

እነዚህ በስክሪኑ ላይ የምትመለከቷቸው እነዚህ በጣም ውስጥ የሚገኙ ፈሳሾች ወይም እነዚህ አልኮሎች ምን ተብለው ይጠራሉ?

ይች በምስሉ ላይ የምትመለከቷት ሴትዮ ነጭ ቀሚስ እሚያምር ለየት ያለ ቀሚስ ለብሳ ምን ለማሳየት እየሞከረች ነው?

አንድ ሰው የለት ተዕለት ኑሮውን ለማሸነፍ ወይም ለመግታት የሚያደርገው ተግባር ምን ተብሎ ይጠራል?

ይህ የምትመለከቱት ኑሮውን ለማሸነፍ ወይም ኑሮን ለመክታት የሚያደርጉት የእለት ከለት እንቅስቃሴ ወይም መስዋዕትነት ምን ተብሎ ይጠራል?

ይህ በስክሪኑ ላይ የምትመለከቱት ይቺ ወጣት ነጭ ቀሚስ፤ እጁዋ ላይ አልቦ ሰዎች እና ራሷን መንፈሳውን የምታድስ ወይም የምታድሳቸው በምን አይነት መንገድ ነው?